የጎርጎር ደሴት ይህ ደሴት በሀገራችን አሉ ከተባሉ ተፈጥሯዊ ደሴቶች ውስጥ አንዱ ሲሆን በጣና ሀይቅ ከሚገኙ ደሴቶች ውስጥ አንዱ ነው። ይህ ደሴት አሁን ላይ ብዙ ነገሮች ተጨምረውበት ለቱሪስት ቀርቧል።

መሰረተ ትምህርት : ትምህርት ያላገኙ እንዲሁም ት/ቤት የሌለባቸዉ አካባቢወች የሚሰጥ ትምህርት ነዉ። በትምህርቱም ማንበብ እና መጻፍ በዋናነት የሚሰጡ ሲሆን በተለያየ የገጠር ከተሞች በብዛት ይሰጣል በጥንት ጊዜ ከከተማ በግዳጅ ወደገጠር እየሄዱ ይህን ትምህርት ይሰጡ ነበር።

የመርከብ የመገንባት ስራ የተለያዩ በዉሃ ላይ የሚንቀሳቀሱ መርከቦችን የመገንባት ስራ ነው። ይህ ስራ እጅግ አድካሚ ሲሆን መርከቦችን ለመገጣጠም እና ከበባድ ቁሳቁሶችን እና መሳሪያዎች ለማንሳት አካላዊ ጥንካሬን ይጠይቃል።

የጽዳት አገልግሎት ስራ የተለያዩ ቦታዎችን የማጽዳት ስራ ሲሆን በቤት ውስጥ በቢሮ ውስጥ እንዲሁም በተለያዩ ቦታዎች ውስጥ በማጽዳት የሚተዳደሩ ሰዎች አሉ ቢሆንም ግን እንደሚሰሩት ራ በቂ ክፍያ ያለው ስራ አይደለም

የተለያዩ አስደሳችም ሆነ አሳዛኝ ድንገተኛ ዜናዎች ወደ ህዝቡ የሚደርሱበት ዋነኛው መንገድ ሰበር ዜና የምንጠራው የዜና አይነት ሲሆን በማንኛውም ሰዓት ማለትም ከዋና የዜና ሰዓቶች ውጭም ቢሆን ይህ ዜና ለተመልካች ይደርሳል።

ድንች ተወዳጅ እና በብዙይነት መንገድ ለምግብነት የሚውል አትክልት ሲሆን፤ ተጠብሶ፣ ተቀቅሎ፣ ከሾርባ ጋር ወይም ደግሞ ከተለያዩ ወጦች ጋር አንድ ላይ በመሆን ለምግብነት ልናቀርበ የሚኖችለው አትክልት ነው።

ኢትዮጵያ ከምትታወቅባቹ ታሪኮች መካከል በአክሱም ዘመነ መንግሥት በአንደኛው መቶ ክፍለ ዘመን አካባቢ በተፈጠር እና ትልቅ የንግድ ንባየር በሆኖቹ ምጥንታዊቱ የአክሱም ግዛት ነው። የአክሱም ኢምፓየር በግዙፍ አውልቶቹ በአራተኛው መቶ ክፍለ ዘመን በንጉስ ይዛና ስር ክርስትናን ቀደን ብሎ በመቀበሉ እና በቀይ ባሃር ንግድ መረ ውስጥ በነበረ ሚና ታዋቂ ነበር።

ቻፒስቲክ ወይም ባጭሩ ቻቤት ተብሎ የሚጠራው ከንፈር ውብ ለማድረግ ታስቦ የተሰራ የውበት መጠበቂያ ሁሉም ሴቶች በሚባል ደረጃ አሁን ላይ ይጠቀሙበታል። በብዙ ከለር አማራጭ የቀረበ ሲሆን ምንም አይነት ከለር የሌላቸውም አሉ።

በገበያ ላይ በብዛት ከምናገኛቸው አትክልቶች መካከል አንዱ የዱባ አትክልት ሲሆን ይህ አትክልት በሁለት ዓይነት መንገድ ለምግብእነት ይሁላል አንደኛው በወጥ መልክ ተሰርተ ሲሆን ሁለተኛው ደግሞ በቅቅል መልክ ወይም ደግሞ ተቀቅሎ የሚበላ ነው

ይህ ጨንባሮች እጅ ላይ የሚደረጉ ለእሴቶችም ለወንዶችም የሚያገለግሉ ጌጣ ጌጦች ሲሆኑ ብዙውን ጊዜ ከበር እና ከወርቅ የሚሠሩ ናቸው። ለተለያዩ ዝግጅቶች እንደ ስጡታይነት ለመስጠት የሚያገለግሉም ሲሆኑ በሰዎች ዝን ተወዳዥእና ተመራጭ ናቸው።